ይህ በምስሉ ላይ የምንመለከተው የኢትዮጵያ አየር መንገድ መለያ አርማ ነው።

ይህ በምስሉ የምንመለከተው የአፍሪካ ቀንድ የካርታ ምሥል ነው። ቀይ የተቀባው ምስል የኢትዮጵያ የአማራ ክልል ካርታ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው አነስ ያለች የገጠር መንደር ናት። ቆርቆሮ ቤቶች የተሰሩባት እንዲሁም የጎጆ ቤቶች የሚታዩባት።

ይህ በምስሉ ላይ የምንመለከተው የሴቶች ዘመናዊ ፀጉር ቤት ቦታ ነው ።የጸጉር ማድረቂያ ወንበሮች እና እንዲሁም የተለያዩ መገልገያዎች ይታያሉ። በጣም ያምራል።

ይህ በምስሉ የምንመለከተው የኢትዮጵያ የባህላዊ ምግብ የሆነው እንጀራ እያሰፋች የምትገኝ አንድ ወጣትን ነው የምንመለከተው እንዲሁም በቤት ውስጥ ያሉ አንድ እናት እየተመለከቷት ይገኛሉ።

ይህ በምስሉ ላይ የምንመለከተው ከአማራ ቴሌቪዥን የተወሰደ ምስል ነው። አሲዳማ አፈርን መከላከል የሚያስችል የስንዴ ምርት በክላስተር እየተመረተ እንደሆነ የሚያሳይ ምስል ነው።

ይች በምስሉ ላይ የምንመለከታት ሴት በጣም ገራሚ ኢትዮጵያዊ ድምፃዊ የሙዚቃ አቀንቃኝ ናት። እጅጋየሁ ሽባባዉ ትባላለች። በጣም አድናቆትን ያተረፈች አርቲስት ናት።

ይህ በምስሉ ላይ የምንመለከተው የፀሐይ ብርሃንን በመጠቀም ኃይል የማሰጠን ሶላር ይባላል።

ይህ በምስሉ ላይ የምንመለከተው የተፈጥሮ ማዳበሪያ እየሰራ ነው ሚገኘው። ኮምፖስት ይባላል ።

ይህ በምስሉ ላይ የምንመለከተው የአበባ ምርት ማምረቻ ቦታ ነው ።ልጅት አበባ እየቀጠፈች ትገኛለች። በጣም ደስ የሚል ፣የሚማርክ ፣የሚያምር ቦታ ነው ።

ይህ በምስሉ የምንመለከተው ወንዝ ሲሆን ሰዎች ልብሳቸውን እያጠቡ ሰዎች ልብሳቸውን እያጠቡ ከብቶቻቸውን ውሃ እያጠጡ እንዲሁም ውሃ እየቀዱ

ይህ በምስሉ ላይ የምንመለከተው ወጣቶች እንግዲህ በሞተር ሳይክል ላይ ሁነው እየተዝናኑ የሆነን አስገራሚ ቦታን እየተመለከቱ ያለ ይመስላል። ደስ የሚል ከኋላም አትክልት ቦታዎች እጽዋት ይታያሉ።